የእሳትናኤል ጎል፡- የእሳትናኤል ጎል በጣም ለኢትዮጵያ ከሚታወቁ የመጽሀፍ አይነቶች መካከል የሚጠቀስ ሲሆን ይህ ይህ በጣም ተወዳጅና በሀገራችን ከተፃፉ ሳትናኤልን ዓላማ ለመግለጽ ታስቦ የተፃፈ የመጽሐፍ አይነት ነው ።

ኮሞዲኖ በቤትና ቢሮዎች ውስጥ የምናገኛቸው የሚጠቀሱት የሆኑ በተለይም ከአልጋ በጎን ወይንም ካልጋ በላይ የሚቀመጥ እቃ ነው የተለያዩ መጽሐፍት ለማስቀመጥም ያገለግል ይህ ኮመዲ፡፡

አናናስ፦ አናናስ የአትክልት ወይም ፍራፍሬ ዓይነት ሲሆን ብዙ የጤና ጥቅሞች እንዳሉት ይነገራል። ጣፋጭና ማራኪ የሆነው አናናስ በተለይ የጨጓራ በሽታ ላለባቸው ሰዎች ብዙ ጊዜ የሚመከር የፍራፍሬ አይነት ነው።

ዋትስአፕ ዋትስአፕ፦ በብዙዎች ዘንድ በብዙዎች ዘንድ አገልግሎት ላይ እየዋለ ያለ የማህበራዊ ሚዲያ አይነት ሲሆን በተለይ ውጭ ሀገር ላይ ያሉ ሰዎች ወደ ሀገር ቤት ለመደወል ልዩ ነገር እንደሆነ ይነገራል። ብዙዎች እየተጠቀሙበት የሚገኝ እና አሁንም አገልግሎት እየሰጠ ያለ ነው።

ዋሽንት ፤ ዋሽንት በሃገራችን ከሚታወቁ ልዩ ልዩ መሳሪያዎች መካከል አንዱ ሲሆን ይህ ዋሽንት በብዙዎች ዘንድ አገልግሎት እየሰጠና እየተጠቀምንበት ያለ መሳሪያ ነው። ዋሽንት የድምጽ መሳሪያ ሲሆን በተለይ ለሙዚቃ ማዘሚያነት እንጠቀመዋለን።

የቅርጫት ኳስ የቅርጫት ኳስ፦ በተለይ ተወዳጅነትን ያተረፈ ልዩ የስፖርት አይነት ሲሆን በተለይ ከእግር ኳስ ቀጥሎ በአለም ላይ ተወዳጅ ከሆኑ የስፖርት አይነቶች መካከል ቅርጫት ነው። በሁለት ክለቦች መካከል የሚደረግ እልህ አስጨራሽ ውድድር የሚያሳይ ነው።

አልቦ ፦ አልቦ በሀገራችን ከሚታወቁ የጌጣጌጥ አይነቶች መካከል የሚጠቀስ ሲሆን ይህ በተለይ በእግር እና በእጅ ላይ የሚደረግ ልዩ የጌጥ ዓይነት ነው ። ሴት እህቶቻችን የሚያደርጉት እና ውበትን የሚጨምር ልዩ የጌጣጌጥ አይነት ነው ።

ምርጫ ምርጫ የፖለቲካ ስርዓት ሲሆን በሀገራችን በብዙ ቦታ የተለመደ እና በጣም በብዙዎች ዘንድ ተወዳጅነትን ያተረፈ የፖለቲካ ስርዓት ነው። ይህ ተቀባይነትን ያተረፈ እና በብዙዎች ዘንድ ተቀባይነት ያለው ይህ ምርጫ በሌላ ሀገር የመጣ እና ፖለቲካ ፓርቲ ህዝብ ነው የሚመርጠው።

ድንች ወጥ ድንች ወጥ በሀገራችን ከሚታወቁ የምግብ አይነቶች የሚጠቀስ ሲሆን ይህ በተለይ ድንቾችን በመጠቀም የሚሰራ የወጥ አይነት ነው። የተለያዩ ድንችን ለተለያየ አይነት ነገር ነገር የሚዘጋጅና አሁን ላይ አገልግሎት ላይ እየተጠቀምንበት የምንገኘው ነው።

አቦሸማኔ አቦሸማኔ ከሚወደዱ የዱር እንስሳት መካከል የሚጠቀስ ሲሆን ይህ ልዩ የሆነ እንስሳ በሀገራችን ከሚጠቀሱ ልዩ የሆነ ከዱር እንስሳ መካከል ይጠቀሳል በፍጥነቱ ብዙዎች የሚወዱትና የሚማረኩበት የዱር እንስሳ ነው።